መሰረተ ልማት፤ መሰረት ልማት እንግዲህ የተለያዩ የህዝቦች የጋራ መገልገያ መሰረተ ልማቶች ናቸው። ለምሳሌ:-መንገዶች፤ መንገዶች ስዎች ከቦታ ቦታ እቃዎችና እራሳቸውን የሚያጓጉዞባቸው ናቸው። እነዚህ መሰረት ልማቶች እንግዲ አብዛኛውን ወጭ የሚሸፍኑት በመንግስትነው ይባላል ህዝቦች ለዚህ ድጋፍ አያደርጉም ወይ?